ህክምና በባህላዊ መንገድ የሚሰጠው ህክምና ሲሆን በቅጠላቅጠሎች እና ለምግብነት ከሚውሉ ነገሮች እነሱን አንድ ላይ ለማዋሀድ የሚሰጥ የህክምና አይነት ነው ። እርሶ በባህላዊ ህክምና ያምናሉ ወይም አያምኑም ?